ግብርና የምንላቸዉ ደግሞ ብዙ የግብርና አይነቶች አሉ። ለምሳሌ የጓሮ አትክልትን ማልማት እራሱን የቻለ የግብርና ዉጤት ነዉ። በጓሯችን ደግሞ ብዙ አትክልቶችን ፈጣን እና ቶሎ ለቤታችን ልንጠቀም የምንችላቸዉን አትክልቶች ማፍላት እንችላለን።

ግብርና ስንል ዕለት ከእለት የሰው ልጅ መሰረታዊ የህይወት ጎዳና የሆነው አንዱ እርሻ ነው። እርሻ ደግሞ የግድ የመተዳደሪያ ሆነው የህይወታችን መርሆ ገብርናው ነው።

ማስጌጥ ስንል ለምሳሌ ቤታችን ማስኬጌጥ ሊሆን ይችላል፤ ቤታችንንም ምናስጌጠው ብዙ ጊዜ ሴቶች በዓላት በሚመጡበት ሰአት ከቦታ ቦታ ዕቃዎችን በማቀያየር የተለያዩ ጌጣጌጦችን በመሥራት ሊሆን ይችላል።

ባህላዊ ህከምና ከምንላቸዉ ዉስጥ አንደኛዉ እና በጣም የሚታወቀዉ ወጌሻ አንዱ ነዉ። ወጌሻ ብዙ ጊዜ ሲሰበሩ ወገባቸዉን የተለያየ የሰዉነት ክፍላቸዉን እየታሸ የሚጠገንበት ነዉ።

መጠጦች ለሚለው መጠጥ ለምሳሌ ብንወስድ ቢራን ቢራ ብዙ ግዜ ለመዝናናትም ሆነ ለውሀ ጥም የምንጠጣው ሊጎዳን በዝቶ ከወሰድን የሚጎዳን በመጠኑ ከሆነ ግን ለሰውነታችን የሚጠቅመን።